የመብራት አገልግሎት ከመሰረተ ልማቶች ዉስጥ አንዱ ሲሆን ይህ የመብራት አገልግሎት በአሁኑ ሰዓት በኢትዮጵያ በጣም ለወደፊት ተስፋ የተጣለበት መሰረታዊ አገልግሎት ነዉ። ምክንያቱም ዓባይን መገደብ ተከትሎ የገጠራማዉ ማህበሰሰብ ይህንን አገልግሎት ማግኘት ይችላል ተብሎ ይታሰባል።

ሽፍንጫማችሁ ውስጥ ቆዳ ጫማ ተጠቃሽ ነው ::ይህ ቆዳ ጫማ የተለያዩ የከብት ምህርቶችን ወይም ቆዳዎችን ወይም ደግሞ ያዓዞው ምርቶች ጫማዎችን ቆዳዎችን በመጠቀም የሚዘጋጅ በፋብሪካ የሚዘጋጅ የጫማ አይነት ነው ::

የመኖሪያ ቤት መሠረተ ልማት ለማሻሻል መንግስት የተለያዩ ኮንዶሚኒየሞችን እየገነባ ይገኛል። ከነዛ መካከል የጋራ መኖሪያ ቤቶች ተጠቃሽ ናቸዉ። እና ለብዙ ሰዎችም የመኖሪያ ቤት አግልግሎት ይፈታሉ ተብሎ ይታሰባል።

የኢትዮጵያ ኦርቶዶክ ሀማኖት በኢትዮጵያ በጣም ብዚ ተከታዮች ካሉት ሀይማኖት ዉስጥ አንዱ ሲሆን አስተምሮቱም በኢየሱስ ትምህርት ላይ የተመሰረተ ነው።

የጎንደር ማህበረሰብ ይህ ማህበረሰብ በአማራ ክልል በሰሜናዊ አካባቢ የሚገኝ የማህበረሰብ ነዉ። ይህ ማህበረሰብ የራሱ የሆነ የጃኖ አለባበስ ስርዓት አለዉ። የራሱ የሆነ የአመጋገብ ስርዓት አለዉ። እንግዳ ተቀባይነቱ እና በፍቅሩ ገላጭነት ያለዉ ማህበረሰብ ነዉ።

የኦርቶዶክስ ተዋህዶ ቤተክርስትያን በኢትዮጵያ ትልቅ ሀይማኖት ያለው ወይም ትልቅ ተከታይ ያለው የሀይማኖት አይነት ነው ።ይህ ሃይማኖት የራሱ የሆነ ፓትራሪክና የራሱ የሆነ የአመላለክ ስርአት እና የራሱ የሆነ ቅዱሳን መጻሕፍት ያለው ነው።

ጭቃ ቅባት ተብሎ የሚጠራው በተለምዶ ሴቶች ፀጉራቸውን ከተሰሩ ቡሀላ የምቀቡት አይነት እና ለፀጉራችው ልስላሴ ለመጠበቅ የሚያደርጉት ቅባት ነው እና ፀጉርን ከመሰንጠቅ ያድነዋል::

የእስልምና ሃይማኖት የራሱ የሆነ የቁርአንና የአስተምህሮት ያለው ሲሆን ፤ ከነዛ መካከል የተለያዩ ክፉና ወንጀል የሆኑ ነገሮችን የሚነቅፍ ሃይማኖት ነው።

ይህ መንግሥቱ ኃይለማርያም በወታደራዊ አገዛዝ ስርዓት የሚታወቅ መሪ ሲሆን፤ ኢትዮጵያን የመሩ መሪ ናቸው። በአሁኑ ሰዓት በኢትዮጵያ ወጥተው በአሳዛኝ ሁኔታ በዝምባብዌ ይገኛሉ ይህ መሪ።

በአማራ ክልል በጦርነቱ ምክንያት ማኅበረሰቡ ወደ ትምህርት ቤት መሄድ እንዳልቻለ አብዛሃኛው የማኅበረሰቡ ክፍሎች ቅሬታቸውን ለአሚኮ ዘግበዋል።

ዘኒት ለብዙ ዓመት የቆየ የፀጉር ውበት መጠበቂያ ፋብሪካ እነዚህ ለወንድና ለሴትም የሚሆኑ የውበት መጠበቂያ መሳሪያወችን ያ መርታሉ።

ፖሊስ ከህግ አስከባሪዎች ውስጥ አንደኛው ሲሆን እንግዲህ ፖሊስ የራሱ የሆነ አለባበስ አለው እና የራሱ የሆነ የወንጀል መቅጫ ስርዓት አለው። በዚህም ሰዎች ወደ ፍርድ ቤት ይቀርቡና ቅጣት ያገኛሉ።

አበባ ተስፋዬ በተረት አባት በተረት በማዝናናት የሚታወቁ የሕፃናት አባት ተብለው የሚታወቁት ይህ አባባ ተስፋዬ ናቸው እና በሀገሪቱ በአብዛኛው ሕፃናት እውቅናን ያገኙ ሰው ናቸው::

የሰርግ ቤትን በተለየ መልኩ ልናስጌጥ እንችላለን። ከዛ መካከል የተለያዩ አቡለጭላጭ የሆኑ ወረቀቶችም በመጠቀም እና የተለያዩ የጌጣጌጥ እና ስዕሎችን በማረግ የሰርግ ቤት ልናስጌጥ እንችላለን።

የቡና ንግድ እንግዲህ ቡና በኢትዮጵያ ብዙ ቦታዎች የተለያዩ ቡናዎችን ለማምረት ይታወቃሉ የኢትዮጵያ ከዚህ የቡና ንግድ ብዙ ገቢዎች እንደምታስገኝ ይታወቃል እናም ወደ ውጭም ትልካለች እናም የውጭ ምንዛሬም ታገኝበታለች::

የህዝብ ተወካዮች ምክርቤት ከአምስት መቶ በላይ መቀመጫ ያለው ሲሆን ይህ ምክርቤት የተለያዩ ፖለቲካ ፓርቲዎች አሸናፊነትን ያግኘ የፖለቲካ ፓርቲዎች የሚገኙበት እና መሪውን የሚገመግሙበት የፖለቲካ ስርዓት ነው::

አርቲስት ቴወድሮስ ታደሰ ነው። የሚዘፍን በኢትዮጵያ እንቁና በጣም ተወዳጅ ዘፈን ይህ ዘፈን በብዙ ስራዉቹ ይታወቃል።

የባህርዳር ከነማ ወይም ሞገደኞቹ የራሳቸዉ የአርማ መለያ አላቸዉ። እና ይህ አርማ በሰማያዊ ያሸበረቀ ጣናን መሰረት ተደርጎ የተሰራ ነዉ።

የህክምና ትምህርት አንድ ሰው በነዚህ በዚህ ሜዲስን ዘርፎች ሊሆኑ በፋርማሲ ወይም በጤና ዘርፍ ካጠናቀቀ በኋላ ማህበረሰቡን ሊያገለግል ይችላል።

የእጅ ቀለበቶች ከትዳር ውጪ የሚደረጉ የእጅ ቀለበቶች ለተለያዩ መዋቢያ ሊሆኑ ይችላሉ። ምናልባት ከተለያዩ ነገሮች ከፈርጦችና ከተለያዩ ብረታ ብረቶች ሊዘጋጁ ይችላሉ።

የሲቪል ኢንጂነሪንግ ትምህርት እንግዲህ ግንበኞቹ ተብለው የሚጠሩት እነዚህ የትምህርት የሀገርን ግንባታ በመገንባት ይታወቃሉ እንግዲህ ይሄ ትምህርት በየግቢው የሚሰጥ ትምህርት ነው::

የሰቆጣ ማህበረሰብ አለባበስ ነው። እና ቁምጣ ይች ቁምጣ ወደተለያዩ የፋሽን አልባሳት እየተቀየረች ትገኛለች። ባህሉን ባለቀቀ መልኩ እና ከለሯን ባለቀቀች አረንጓዴ በሆነ መልኩ ወደተለያዩ የፋሽን አልባሳት እየተቀየረች ትገኛለች።

አዊ ማህበረስብ በጎጃም በስተምስራቅ በስተምራብ የሚገኝ ሲሆን የራሱ የሆነ የአለባበስ ፣ የአመጋገብ ስርዓት ያለው ማህበርሰብ ነው።

የዱቄት ምርቶች ከነዚያ መካከል የፊኖ ዱቄት አንዱ የሱፐር ማርኬት ምርት ሲሆን ይህ ዱቄት ለተለያዩ ዳቦ መጋገሪያነት ለተለያዩ ደግሞ ሳንድዊች የሳንድዊች መስሪዎች የሚያገለግል የሱፐር ማርኬት ምርት ነው።

የከብት ግብይት ገበያ። የከብት ገበያ የተለያዩ የከብት ዘሮችን እንደፍየል እና እንደ በግ እስከበሬ ድረስ የሚሸጡበት ይህ የከብት ገበያ ነው። የከብት ገበያ ኢትዮጵያ ብዙ የሆነ የቀረጥ ገቢዎችን ታገኝበታለች።

የአክሱም ሥነ ሕንፃ ውበት በጣም የሚገርምና በድንቅ ከአንዱ ወጥ አለት የተሰራ የሥነ ሕንፃ ሥራ ነው። ይህ ሥነ ሕንፃ የተለያዩ በሮችና መስኮቶች ዲዛይን ተደርጎ የተሰሩበት ውብ የሆነ ሥነ ሕንፃ ነው።

የፈረስ ጋሪ ይህ ጋሪ ለመጓጓዣነት የሚውል ነው። እና በተለያዩ ገጠራማ አካባቢዎች በስፋት የሚሰራ መጓጓዣ ነው።

የኤኬቶ ጫማ እነዚህ በተለያዩ ለሰሰላሳ ከሆኑ ፕላሰሰቲኮች የሚሰሩ ናቸዉ። ብዙ ጊዜ በህፃናት የሚዘወተሩ አይነት ጫማወች ናቸዉ።

በያይነት የተለያዩ የምግብ ዘሮች አንድ ላይ ሁነው የሚቀርቡበት የምግብ አይነት ነው ። ይህ በያይነት ለጤና የሚመከር ዓይነት የምግብ ስርዓቶችን ያካተተ ነው ።

አተር የማምረት ሂደት አተር እንግዲህ በተለያዩ የግብርና ቦታዎች የይመረታል ለምሳሌ በተለያዩ አዘርቶች ጋር አብሮ ሊበቅል ይችላል።

የአክሱም ሥነ ሕንፃ ግንባታ በውብና በተራቀቁ ዲዛይኖች የተገነባ የሕንፃ ግንባታ ሲሆን፤ ይህ ሐውልት የተገነባው ከ አንድ ወጥ አለት ድንጋይ ሲሆን፤ የተለያዩ የበር እና መስኮት ቅርጽ ያሉበት ሐውልት በ ትግሬ ክልል ይገኛል።

የዘይቱና ምርት በግብርና ውስጥ አትራፊ የሚያደርግ የግብርና ምርት ነው ።ይህ የግብርና ምርት ከዓመት አንዴ ሊበቅል ይችላል ። ይህ ምርት በገበያ ላይ አንዷ የዘይቱና ምርት አስር ብር ልትሸጥ ትችላለች ።

የሲቪል ትምህርት ወይም ደግሞ ግንበኞቹ ተብለው የሚጠሩት ይህ የትምህርት ዘርፍ ለወደፊት ተስፋዬ ተጣለበት የትምህርት ዘርፍ ነው የትምህርት የተለያዩ የስነ ህንፃ ግንባታዎችና ላይ ትኩረትን አድርጎ የሚያጠና ትምህርት ነው።

ይህም ዥማር ምግብ ቤት ይህ ምግብ ቤት የሚታወቀዉ በፆም እና ምግቦችን በማዘጋጀት ነዉ። እና ዉድ የሆኑ አይነት ምግቦች አሉት። ይህ ዥማር በባህርዳር ሁለት ቅርንጫፎች ያሉት ሲሆን እና በአሁን ላይ በስፋት አገልግሎት የሚሰጥ ተቋም ነዉ።

የአማራ ብሔራዊ ክልላዊ መንግስት የራሱ የሆነ የባንዲራ መለያ ያለው ሲሆን ይህ ባንዲራ መለያ በቀይና በቢጫ ቀለማት ያሸበረቁ ናቸው ይህ የክልሉ ልዩ የሆነ የባንዲራ መለያ ምልክት ነው ።

ፓፓያ በትልቅነቱ የሚታወቅ የምግብና የአትክልት ፍራፍሬ ዘሮች ውስጥ አንደኛው ሲሆን ይህ የአትክልት ፍራፍሬ ለጤና ጥቅሞች አሉት። እና ዘሮቹ ደግሞ ጠጣሪ የሆኑ ብዙ ፍሬ ያለው አይነት የአትክልት ነው።

ካሏት ዉብ የሆኑ የቱሪዝም ቦታዎች ውስጥ አንደኛው የጎንደር ግንብ ነው:: ይህ የጎንደር ግንብ በጎንደር ማህበረሰብ ውስጥ የሚገኝ በማዕከላዊ ጎንደር የሚገኝ ቦታ ነው::

ወተት ወይም ዱቄታማ ወተት ከሱፐር ማርኬት ምርቶች ዉስጥ አንዱ ሲሆን ይህም ወተት ለህጻናት እና ለተለያዩ ሰዎች የሚያገለግል ወተት ነው።

በኮሮና ምክንያት ተማሪዎች ወደ ትምህርት ቤት አለመሄዳቸውን ተከትሎ መንግስት ትምህርቶችን በየቲቪው እያስተላለፈ ይገኛል።

ሙዝ ከአትክልትና ፍራፍሬዎች ውስጥ አንድ ሲሆን ይህም ከፕሮቲን ምንጭነት አልፎ የተለያዩ ጥቅማ ጥቅሞች አሉት። ከዚያም መካከል ቆዳዎቹ የተለያዩ የቆዳን ለስላሴ ለመጠበቅ ያገለግላሉ።

በአማራ ክልል በተለያዩ ምክንያቶች የተፈናቀሉ ዜጎች ወደመኖሪያ ቤታቸው እየተመለሱ ይገኛሉ። በጦርነቱ ምክንያት ብዙ ሰዎች ወደ ቤታቸው መመለስ እንዳልቻሉ ቅሬታቸውን ለአሚኮ ዘግቧል።

ከኢትዮጵያ ተነስተው ወደ ተለያዩ ወደ የአለም ሀገሮች በሚደረጉ ጉዞዎች አማካኝነት የኢትዮጵያ ስደተኞች በሊብያ በረሐዎች ላይ የተለያዩ ህይወታቸውን የመጥፋት አደጋ እየተጋለጠባቸው ይገኛል ። ይህንንም ለመቅረፍ መንግስት እየሰራ ይገኛል ።

የሲቪክስ ትምህርት ። የሲቪክስ ትምህርት ማኅበረሰቡን ለማነቃቃት እና ያለውን የነባራዊ ሁኔታ ወይም ደግሞ ከፖለቲካው ጋር ተያይዞ ሪሌትድ በሆኑ ጉዳዮች ላይ መሰረቱን ያደረገ ትምህርት ነው ።

የህክምና ስራ፡- የህክምና ስራ አንድን ማህበረሰብን በጤና ጉዳይ ነክ በሆኑ ነገሮች በማገልገል የሚደረግ አይነት ስራ ነው። ይህ ከስራም አልፎ የህሊና እርካታ የሚያስገኝ ስራ ነው።

የለውዝ ቅቤዎች እነዚህ ቅቤዎች በ ሱፐር ማርኬት ውስጥ ይገኛሉ። እነዚህ የለውዝ ቅቤዎች በፕሮቲን የበለፀጉ እና ለስፖርተኞች የሚመከሩ አይነት ምግቦች ናቸው። እኒህ የፕሮቲን ወይንም የኮኮናት የምግብ ምርቶች..

የሙስሊም ሃይማኖት ፦ ይህ ሃይማኖት በኢትዮጵያ በእስልምና ተከታዮች ዘንድ የሚመለክ ሃይማኖት ነው። ይህ ሃይማኖት የራሱ የሆነ ቁርአን ያለው እና የራሱ የሆነ ቀኖና ያለው ሃይማኖት ነው።

የኦርቶዶክስ ተዋህዶ ቤተክርስቲያን የራሳቸው የሆነ የአለባበስና የክዋኔ ስርዓት አላቸው። ከነዛ መካከል የቅዳሴ ስርዓት አላቸው። እና የተለያዩ ደግሞ ያለባበስ ስርአት አላቸው ።ቅዳሴ በሚያደርጉበት ሰዓት...

ካህኑ በባህር ዳር የሚገኝ ውብ የሆነ እና ማራኪ የሆነ የምግብ ቦታ ነው ።ይህም ቦታ በተመጣጣኝ ዋጋቸውና ኮሊቲ በሆነ መግባቸው ይታወቃሉ።

ክንዴ የጥርስ ህክምና ክሊኒክ፤ ይህ ክሊኒክ የተለያዩ የተቦረቦሩና የተሸረሸሩ ጥርሶችን መጠገን ይሰራል። ይህ ዶክተር እውቅ የሆነ ዶክተር ነው።

ዝንጅብል ቀጥቅጦ መጠጣት ከባህላዊ ህክምናወች ዉስጥ አንዴኛው ሲሆን የባህላዊ ህክምና ነው። የጎንዮሽ ጉዳት የለውም። ይህ ህክምና በሳይንሱ ባይረጋገጥም።

መንግስቱ ሃይለማርያም የኢትዮጵያ ታዋቂ መሪ ሲሆኑ እኒህ መሪ ኢትዮጵያን በወታደራዊ አገዛዝ ስርዓት የመሩ መሪ ናቸው። በአሁኑ ሰዓት እኒህ መሪ ከኢትዮጵያ ተሰደው ወደ ዙምባቤ ተሰደው ኑሯቸውን በዛ ነው እየገፉ ያሉት።

አውሮፕላን ከተሽከርካሪ ወይም በአየር ላይ ከሆኑ ፈታም የመጓጓዣ መንገዶች ውስጥ አንደኛው ነው። ይህ የተሽከርካሪ ወይም አየር በራሪ ረጅም ኪሎሜትሮችን በደቂቃዎች ውስጥ ስለሚጓዝ ፈጣን መጓጓዣ መንገድ ነው።

ነጋሪት ጋዜጣ ነጋሪት ጋዜጣ እንግዲህ በኢትዮጵያ የጥንት ጋዜጣ ሲሆን የተለያዩ ትኩሳዊ መረጃዎችን ስለ ሀገሪቱ ወቅታዊ መረጃ በሳምንት የሚለቅ የጋዜጣ መጽሄት ነው፡፡

ካሰች ቡና ቤት ለዩኒቨርሲቲ ተማሪዎች ምርጥ ቡና ታፈላለች በተመጣጣኝ ዋጋ በ 10 ብር ማህበረሰቡን እያገለገለች የምትገኝ ቆንጅዬ ቡና ቤት ነች።

ድንች ወጥ ከበርበሬ፣ ከድንችና ከተለያዩ ነገሮች የሚሰራ የምግብ አይነት ሲሆን በኢትዮጵያውያን የሚዘወተር የምግብ አይነት ነው ።

ሱሪ ፋሽን ከነዛ መሃል ተጠቃሽ ናቸው። የኢትዮጵያ ባህላዊ የሆነውን የቁምጣ ስርዓት ወደ የተለያዩ ዘመናዊ የሆኑ ወደ ፋሽን ልብሶች እየተቀየሩ ይገኛሉ። በአሁኑ ባለንበት ሰዓት

ይህ ጎጃም ማህበረሰብ ነው። የ ጎጃም ማህበረሰብ በአማራ ብሔራዊ ክልላዊ መንግስት ውስጥ የሚገኝ ከአራቱ ዞኖች ውስጥ አንዱ የሆነ የጎጃም ማህበረሰብ ነው። ይሄ ዞን የራሳቸው የሆነ ያለባበስ ዘዬ እና የአኗኗር ስርዓት ያላቸው ማህበረሰቦች ናቸው እኒህ ማህበረሰቦች።

የኢትዮጵያ ንግድ ባንክ ያስገነባው ዉብ የሆነ ባለ ሰላሳ አራተኛ ፎቅ በኢትዮጵያ ትልቁ የስነህንፃ ግንባታ እና በዉቡ ዲዛይን የሚታወቅ ህንፃ ነው:: ይህ ህንፃ አዲስአበባ ይገኛል::

ማስመሪያ ከልዩ መሳሪያዎች ውስጥ የምናገኘው ነው ። ይህ ማስመሪያ ቀጥ አድርገን ለመሳልና ነገሮችን መስመር ለማስያዝ የሚጠቅም ማስመሪያ ነው ። ይሄ ማስመሪያ ምናልባት ሃምሳ ሴንቲሜትርም ፣ አንድ ሜትርም ሊሆን ይችላል ምናልባት ከዛ በላይም ሊሆን ይችላል ።

አንድ ቤትን ለማስጌጥ የተለያዩ ሰፌዶች እና ቁናዎችን ልንጠቀም እንችላለን:: ከዛ መካከል ልጃገረዶች የሚሰሩት የእጅ ጥልፎች ተጠቃሽ ናቸው:: በክር እና በአቡጀዴ ተደርገው ሊዘጋጁ ይችላሉ እነዚህ ጥልፎች::

አፕል ወይም አቮካዶ የአትክልት ፍራፍረዎች ዉስጥ ተጠቃሽ ናቸዉ ፤እኝህ በፕሮትን መጠናቸዉ የበለጸጉ እና በካልሸም መጠናቸዉ የበለጸጉ እኝህ ፍራፍረዎች ለጠና ተሰማም የአትክልት ዘሮች ናቸው።

ቆዳ ጫማ ፡-ቆዳ ጫማ እንግዲህ የከብትን ቆዳ በመጠቀም በፋብሪካ ውስጥ ገብቶ ከተቀነባበረ በኋላ ወደ ጫማነት ተለውጦ የሚለበስ ጫማ ነው።

አርቲስት ሙላቱ አስታጥቄ በኢትዮጵያ የጃዝ ንጉስ ተብለው የሚጠሩ አይን እና በሙዚቃው ዓለም በአንድ ለአንድ ደረጃ ከፍ ተደርጓል ተብሎ ከሚታሰሩ እናም በሙዚቃ ትልቅ ቦታ ያላቸው ሰው እነዚህ ሰው ናቸው እኒህ ሰው::

የጎጆ የሳር መኖሪያ ቤት ወይም ጎጆ ሚዘጋጀው ከተለያዩ የቄጤማ ዘሮች እና ከተለያዩ ወፍራም ከሆኑ ሳሮች ተደርጎ ሚዘጋጅ መኖሪያ ቤት ነው ለመኖሪያ ቤት ይሆናል በተለያዩ የገጠራማ አካባቢዎች ።

ድንች ይህ የድንች ምርት ከመዓት አመታት የሚበቅል ውሃ ካገኘ በማንኛውም ሰዓት ሊበቅል የሚችል ቀለል ያለ የግብርና ምርት ነው። ይህ የግብርና ምርት ከቤተሰብ አልፎ ለገበያ የሚቀርብ የግብርና ምርት ነው።

የቡና መውቀጫ የሰው ልጅ ብረት እና እጁን በመጠቀም በመዶግዶግ የሚያገለግል የኢትዮጵያ ባህላዊ የሆነ የቡና መውቀጫ ነው ።

እንጥልን የማስቧጠጥ ባህል ጎጅ ባህላዊ ድርጊቶች ውስጥ አንዱ ሲሆን ይህ ጎጅ ባህላዊ ድርጊት እንግዲህ በተለያዩ ህጻናት ላይ የጉሮሮ ኢንፌክሽን እና ኤች አይ ቪ በሽታዎችን በማስተላለፍ ህጻናት ላይ ከፍተኛ ተጽዕኖ ያለው ጎጅ ባህላዊ ድርጊት ነው።

ድስክቶፕ ኮምፒተሮች እነዚህ የኤሌክትሮኒክስ መሳሪያዎች ሲሆኑ እነዚህ ኤሌክትሮኒክስ መሳሪያዎች በአንድ ላይ ተቀናይተው የሆነ ስራን ለመስራት የሚውሉ ኤሌክትሮኒክስ መሳሪያዎች ናቸው።

በኩራር ጋዜጣ በአብን የምትዘገብ ጋዜጣ ነች ይቺ ጋዜጣ ሰኞ ሰኞ ወደህዝቡ ተደራሽነት ታገኛለች:: ይቺ ጋዜጣ በኩራር ትኩስ ዜናዎችን ለማህበረሰቡ በማቅረብ ትታወቃለች::

አኝዋክ ማህበረሰብ እራሱን በተለያየ መንገዶች ማስጌጥ ይችላሉ። ከእነዚያ መካከል የቀይ አፈርን በመቀባት የሚያሰሰጌጡ ማህበረሰቦች አሉ። ከእነዚያ መከካከል የኮንሶ ማህበረሰቦች ይጠቀሳሉ። እነዚህ ማህበረሰቦች በቀይ አፈር እራሳቸዉን ያስጌጣሉ።

አንድ ሰው ቤቱን በተለያዩ የሴት ልጃገረዶች ጥልፍጥልፎች እና የተለያዩ ዳንቴል ምርቶች በመጠቀም ቤቱን ዋቢና ማራኪ ሊያደርግ ይችላል። እንደዚሁም አብዛኛውን ሚና የሚወስዱት ሴት ልጃገረዶች ናቸው። ቤትን ለማስዋብ።

የደቡብ ማህበረሰብ ይህ የደቡብ ማህበረሰብ በኢትዮጵያ በደቡብ ክልል የሚገኝ ማህበረሰብ ሲሆን ከሰማንያ ስምንት በላይ ቋንቋዎችና ብሄር ብሄረሰቦች ያሉበት ማህበረሰብ ነው። ይህ ማህበረሰብ በኢትዮጵያ ተቻችሎ እና ተከባብሮ የመኖር እሴትን የሚያሳይ ማህበረሰብ ነው።

የአበባ ንግድ ምርት እንግዲህ አበባ ኢትዮጵያ የተለያዩ የአበባ ምርቶችን ታመርታለች ከነዛ መካከል ወደ ውጭ በመላክ የተለያዩ የገቢ ምንጮችን ታገኝበታለች ከነዚህ የንግድ ምርቶች በአብዛኛው ጊዜ በባህር ዳር እና በሀዋሳ አካባቢ የሚገኙ የአበባ ልማቶች አሉ እነዛን ወደ ውጭ በመላክ የሀገር ገቢን ያሳድጋል ።

የአድዋ የድል ጉዞ ይህ የአድዋ የድል ጉዞ የሚደረገው ከኢትዮጵያ የተለያዩ ከተሞች ተነስተው ወደ አድዋ ወደ አድዋ ድል ወደ ወደ ትግራይ የሚገኘው ወደ አድዋ ቦታ ሲሆን ፤ይህ ምናልባት ከ 5 እስከ 6 ቀን የሚወስዱ ጉዞዎች ሊሆኑ ይችላሉ።

ቲክቶክ ማህበረ አዲስ ከሆነው መጤ ከሆነው ማኅበራዊ ሚዲያ ውስጥ አንደኛው ሲሆን፤ ይህ ማኅበራዊ ሚዲያ በአሁኑ ሰዓት ለ 1 ቢሊየን በላይ ተከታዮች ያሉት ማህበራዊ ሚዲያ ሲሆን፤ ለአብዛኞቹም የስራ እድል መፍጠር የቻለ እና አብዛኛቸው ደግሞ የድርጅታቸው ማስታወቂያ የሚያስተዋውቅበት ማኅበራዊ ሚዲያ ነው።

የኮሪደር ልማት ይህ የኮሪደር ልማት በአሁን ስዓት በአብዛኛው የኢትዮጵያ ከተሞች እየተደረገ ያለ መሰረት ልማት ሲሆን ይህ መሰረተ ልማት መንገዶች በማስፋት የከተማን ውበት ለማስዋብ ጉልህ የሆነ አስተዋጽኦ አለው።

ሰውነት ቡቲክ የሰውነት ቡቲክ ለህፃናት እና ለአዋቂዎች ለሴት እህቶች አሪፍ ሽፍን ጫማዎችን የሚያቀርብ ቡቲክ ነው። ይህ ቡቲክ ዝነኛ የሆኑ የፋሽን ልብሶችን ከውጭ ሀገር የመጡ ልብሶችን ወደ ማህበረሰብ ያደርሳል።

ቅቤ ከመዋቢያ መጠበቂዎች ውስጥ አንደኛው ነው ። ይህ ቅቤ እንግዲህ የፊትንና የቆዳን እና የፀጉርን ልስላሴን ለመጠበቅ ያገለግላል ። የሚመረተውም የላምን ወተት በመናጥ ነው ።

አቮካዶ አትክልትና ፍራፍሬዎች ውስጥ አንዱ ሲሆን ይህ አቮካዶ በተለያዩ መልኩ ሊበላ ይችላል ወይም እንዳለም መመገብ እንችላለን በተለያዩ ነገሮች ጋር ተዋህዶ ድንጋዩን ልንመገበው የምንችል የፍራፍሬ አይነት ነው

የትምህርት ቤቶች መሠረተ ልማት ሲሆን በገጠራማ አካባቢ በጣም መሰራጨት አለበት እና ለሁሉም አገሪቱ እኩል ያልተሰራጨ መሠረተ ልማት ነው። እና ይህም ለመቅረፍ መንግስት የተለያየ እርምጃዎችን መስጠት አለበት።

የኢትዮጵያ ሶማሊያ ጦርነት ይህ ጦርነት በኢትዮጵያ ብዙ ጉዳቶችን እና ጥፋቶችን ይስከተለ የጦርነት ነው። ይህ ጦርነት በኢትዮጵያ አሸናፊነት የተጠናቀቀ ጦርነት ሲሆን በአሁነ ሰዓት ብዙ ሰማእትን ያፈራንበት በታሪክ ነው።

ቲክ ቶክ ማህበራዊ ሚዲያዎች ውስጥ አንደኛ ነው ተከታዮች አሉት ቲክ ቶክ በብዙ ሺህ ተከታዮች ያሉት ማህበራዊ ሚዲያ ሲሆን ይህ ማህበራዊ ሚዲያ ይህ በቅርብ ወደ ሚድያ የመጣና ብዙ ሺህ ተከታዮችን ማግኘት የቻለ ሶሻል ሚዲያ ነው ::

የጎንደር ማህበረሰብ :- የጎንደር ማህበረሰብ በእንግዳ አቀባበሉ የሚታወቀዉ ማህበረሰብ በጥምቀት ይህን ማህበረሰብ ለመጎብኘት በአብዛኛዉ የአለማችን ክፍሎች ማህበረሰቦች ይጎርፋሉ።

የእስልምና ሃይማኒትት ትልቅ እና በአለም ላይ ብዙ ተከታይ ካሉት ሃይማኖቶች አንደኛው ነው። ይህ ሃይማኖት በሃኪዎች ወይንም ሙስሊሞች ዘንድ ቁራንን መሰረት ያደረገ ሃይማኖት ነው።

ባህርዛፍ፤ የባህርዛፍ አብዛኛው የኢትዮጵያ የሃገራችን ክፍሎች የሚገኝ ዛፍ ሲሆን ባህርዛፍ ለአየር ንብረት ለውጥ ጠቃሚ ሲሆን አፈር እንዳይደርቅ ያደርጋል።

ፖሊስ ከህግ አስከባሪዎች መካከል አንዱ ሲሆን ይህ ፖሊስ ህግን ለማስከበር የተለያዩ እርምጃዎችን ሊወስድ ይችላል ከነዛ መካከል ወንጀለኞችን ማሰር ሊሆን ይችላል ፤ የተለያዩ የወንጀለኛ መቅጫዎች አሉት በፍርድ ቤት አማካኝነት እርምጃዎችን ያደርጋል።

የዶሮ ገበያ እንግዲህ ዶሮ የአውዳመት ገበያ እለት ገበያ ውስጥ ቦታ ተሰጥቷት የምትሸት አይነት እንስሣ ነች። በዚች እንሣ የተለያዩ ገበያ የሚለዋወጡባት አይነት ነች።

ፍሪጅ፦ ይህ ኤሌክትሮኒክስ በግዙፍነቱ ይታወቃል። እና ደግሞ ነገሮችን በጣም በማቀዝቀዝ የሚያገለግል የኤሌክትሮኒክስ መሳሪያ ነው። ይህ የኤሌክትሮኒክስ መሳሪያ ውድም ጭምር ነው።

አማራ ክልል የተለያዩ የቱሪስት መስህብ ያሏት ሲሆን ከነዚህም መካከል ጭስ አባይ ፏፏቴ አንደኛው ነው። ጭስ አባይ ፏፏቴ በኢትዮጵያ ረጅሙ የሆነውን የአባይ ወንዝን ተፋሰስ ተከትሎ የተገነባ ፏፏቴ ነው።

የውሃ ዝርጋታ መሰረተ ልማቶች በኢትዮጵያ በአብዛኛው ቦታዎች እየተደረጉ ይገኛሉ ፤ ይህ የከርሰ ምድር ውሃ ለማህበረሰቡ የማቅረብ ስራ የመንግስት ኃላፊነት ሲሆን ማበረሰቡም ድጋፍ ማድረግ እንዳለበት ይጠበቃል።

ድመት ከቤት እንስሳት ውስጥ አንዷ ስትሆን አይጥን ለማደን ወይንም በቤት ውስጥ ቁጭ ብላ የተለያዩ ተክላትን ለመጠበቅ የምትውል አይነት እንስሳ ነች።

ኦሮማይ በበአሉ ግርማ የተደረሰ መጽሃፍ ነው መቼቱን በኢትዮ ኤርትራጦርነት ላይ ያደረገ መጽሃፍ ይህ መጽሃፍ ብዙ ኮፒ ቅጅዎች መሸጥ የተልቻለበት መጽሃፍ ነው።

ዶሮ ወጥ:- ዶሮ ወጥ ከምግብ አይነቶች ዉስጥ አንዱ ሲሆን ዶሮ ወጥ እንግዲህ የዶሮን ስጋ ወይም እንቁላል በአንድ ላይ ተደርጎ የሚዘጋጅ የምግብ አይነት ነዉ። ይህ የምግብ አይነት በኢትዮጵያ ለበዓላት ይዘጋጃል።

መርበብት ይህ መርበብት በዶክተር አለማየሁ ዋሴ የተጻፈ መጽሀፍ ሲሆን ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አጫጭር ታሪኮችን የሚያትት መጽሃፍ ነው።